ዘንባባዎች በሁለት ወይ መንገድ ላይ ዳን እና የታታክሎ ይታያሉ በመንገዱ ላይ በጣም ብዙ ሰዎች ሲጓዙ ይታያሉ ዘንባባ ሀገራችን በጣም በዘንባባ ብዛት ከሚታወቁ የአገራችን ከተሞች ውስጥ 1ዷ ማነች